በአለማችን ላይ ብዙ የጫማ አይነቶች አሉ። ከነዛም ውስጥ እንደ አዲዳስ፣ ሪቡክ፣ ናይክ የመሳሰሉ ጫማዎች አሉ። እናንተ ከምጠቀሟቸው ጫማዎች ውስጥ 3ቱን ጥቀሱ።

ስፖንታኒየስ የምንላቸው ውስጥ ተላላፊ የሆኑ በሽታዎች ናቸው። ለምሳሌ ከአንድ ሰው ወደ ሌላ ሰው በትንፋሽ የሚተላለፉ እንደ ጉንፋን ፣ቲቪ እና የመሳሰሉ በሽታዎች ይተላለፋሉ። በንክኪ ደግሞ እንደ ኤችአይቪ. ልቅ የሆነ ግብረ ሥጋ ግንኙነቶች በሽታውን እንዲዛመቱ ያደርጓቸዋል። በ 2019 የምታስታውሱት ምን አይነት ተላላፊ በሽታ ነበር?

በአለማችን ላይ ብዙ የስፖርት አይነቶች አሉ። ከነዛም ውስጥ በጣም ከባዱ ተብሎ አለም የተስማማበት ቦክሲንግ የሚባለው የስፖርት ዓይነት ነው።

ኔልሰን ማንዴላ ኔልሰን ማንዴላ የደቡብ አፍሪካ መሪ ሲሆኑ የ 27 ዓመት እስረኛ ነበሩ ፤ ምክንያቱም ጥቁሮች ከ ነጮች እኩል የመስራት አቀማላቸው በማለታቸው ነው።

ታዋቂ ከሆኑ መዝናኛ እና መናፈሻ ቦታዎች ውስጥ አንዱ ብሄረ ጽጌ መናፈሻ ነው። የሚገኘው በአዲስ አባባ በብሄረ ጽጌ ከሳሪስ አጠገብ ነው።